ንግድና ንግድና ውስጥ አንደኛው ከሚሸጡ የንግድ ግብይት አንደኛው የ አሞሌ ነው በኢትዮጵያ ከተለመዱ ስራ ውስጥ የሚመደብ የንግድ ነው

ባህላዊ ህክምና ባህላዊ ህክምና ምንላቸው ውስጥ አንደኛው ሲሆን ሲሆን የሰው ልጅ በተሰበረበት እና በተጎዳበት ወቅት የሚታከምበት የጥገና ህክምና ነው። ይህንንም የባህል ህክምና ጥገና ብለን እንጠራዋለን።

ምግብ ምግብ ከምላቸው ሳንኛው በያይነስሆን በያይነት የተለዩ የምግብ ስርዓቶች ያሉ ሲሆን ክልመት ወርትም ሙዚ መኮርኒ የተለዩ የምስር እና የተለያዩ ጎመና አትክልት የመታስሉ ምግቦችን በአንድ ላይ የያዘ የምግብ አይነት ሲሆን ይህም በጣም ርካሽ ከሚባሉ ምግቦች ውስጥ የሚመደብም ነው።

ከታዋቂ መሪዎችና አባቶች ውስጥ አንደኛው የቀድሞ የኢትዮጵያ መሪ የነበሩት አቶ ኃይለማርያም ደሳለኝ በአሁኑ ሰዓት ደግሞ የመንግስት ባለስልጣን የሆኑት እኚህ ሰውዬ ብዙ ዓመታት አገልግለዋል።

ታዋቂ መሪዎችና አባት ታዋቂ መሪዎችና አባቶች ውስጥ አንደኛው የቀድሞ የኢትዮጵያ መሪ የነበሩት ቀዳማዊ ኃይለ ስላሴ ሲሆን ቀዳማዊ ኃይለ ስላሴ በኢትዮጵያ ታሪክ ውስጥ ብዙውን እውቅና ና ብዙውን አድናቆት ያተረፍ ሲሆን ጠቅላይ ሚኒስትር የመሪዎች ወይንም እኛ አባት ለምን ያህል ጊዜ አገልግሏል?

ምግብ ምግብ ከምንላቸው ውስጥ አንደኛው በያይነት ሲሆን በያይነት ከተለያዩ ምግቦች ከምንመገባቸው ውስጥ የሚካተት እና በያይነት ከዚህ በፊት በልተው ያውቃሉ ወይንስ አያውቁም?

ንግድ እና ግብይት ንግድ እና ግብይት ከምንለው ውስጥ አንደኛው የተለያዩ የኮንቴነር ንግዶች ሲሆኑ እነዚህ ንግዶች በጣም ከባድ ከሚባሉ የንግድ ስራዎች ውስጥ አንደኛው ነው። ይህን ንግድ ሞክረው ያውቃሉ?

መዝናኛ እና መናፈሻ መዝናኛ እና መናፈሻ ከምንላቸው ውስጥ አንደኛው ደብረ ዘይት የሚገኘው የኩርፍቱ ሪዞርት ነው ይህም የኩሪፍቱ ሪዞርት አብዛኛውን ጊዜ የሀይሌ ወይም ደግሞ የሯጭ አርቲስት ሃይለ ገብረ ስላሴ ስለሆነ ይህም በጣም ውድ የሆነ መናፈሻ ነው።

ትምህርት ትምህርት ከምንላችቸው ውስጥ አንደኛ ሁለተኛ ደረጃ ትምህር በኢትዮጵያ 2ተኛ ደረጃ ትምህርት ማለት ከ9 እስከ 12 ሲሆን ይህ ትምህርት ስርአት አብዛኛውን ጊዜ በኢትዮጵያ ካሉ የትምህርት ርዓቶች ውስጥ ዋነኛው ሲሆን የትምህርት ርዓቱ አሁን የተስተካከለ ነው የመግቢያ ውጤት ከመተም ረጀምሮ ምን ያህል ዋጋ አለው።

ስፖርት ስፖርት ከምላች ውስታነኛው ቅርጫ ኳስሆን ቅርጫ ኳስ የተለያዩ ረጅም ሰዎች ስድስት ሁለት ቡድኖች ስድስት እና ስድስት ሆኖ የሚጫወቱት የጨዋታ ሥራ ስሆን ይህም በእጃቸው የሚጫወቱት እና በመዝለል በቀዳደ ውስጥ የሚያስገቡት የጨዋታ አይነት ወይን የስፖርት ዓይነት ነው።

ፋሽን፦ ፋሽን ከምንላቸው ውስጥ አንደኛው የፀጉር ፋሽን ሲሆን የፀጉር ፋሽን ማለት የተለያዩ አይነት ሲኖሩት ከፀጉር ፋሽኖችም ውስጥ ብዙ ጊዜ የሚይዙት የወንዶች ፋሽን ፀጉር ሲሆን እነዚህን በተለያዩ ኖርማል ብለን የምንከፋፍለው የፀጉር አይነቶች ናቸው።

ባህላዊ ህክምና ባህላዊ ህክምና ከምላቸው መካከል ውስጥ አንደኛው የጥርስ ህክምና ነው ወይም ደግሞ የተለያዩ መድኃኒቶችን በመጠቀም የምናደርገው ህክምና ሲሆን ይህም አዋጭና በባህል ታማኝ የሆነ ህክምና አይነት ነው።

ስነህንፃእና ግንባታ ስነ ህንፃ እና ግንባታ ከምላቸው ውስጥ አንደኘው በቅርቡ ጊዜ ወዲህ ያስገንበው የኢትዮፒያ ንግር ባንክ ያስገንበው ትልቁ እና ጉዙፉ በኢትዮጵያ ካሉ ባንኮች ውስጥ ትልቁ 6 80ሁለት ፎግ ያለው የ ስነህንፃ ሲሆን ይህም ስነ ሕንፃና ግንባታ በኢትዮጵያ ሪ ካሉ ሕንሰዎች ትልቁ እና ዋንኘው ነው

የቤት እቃ የቤት እቃ ከምንላቸው ውስጥ አንደኛው የሆነው ቴሌቪዥን ሲሆን ቴሌቪዥን የተለያዩ ነገሮችን ወይንም የተለያዩ መረጃዎችን የምንሰማበት የቤት ውስጥ እቃ ሲሆን ይህ የቤት ውስጥ እቃ በምን ያህል ዋጋ መግዛት ይቻላል።

ቤተሰብና ማህበረሰብ እና ቤተሰብና ማህበረሰብን ቤተሰብ ከምንላቸው ውስጥ አንደኛው የባህርዳር ማህበረሰብ ሲሆን ይህም የጎጃም ማህበረሰብ አብዛኛ ጊዜ ፍቅር በመሆን እና ልጆቹን እንደ ራሱ በማሰብ የሚታወቅ ማህበረሰብ ስለሆን ይህ ማህበረሰብ አብዛኛ ሰዎች የሚወደድ ማህበረሰብ ነው።

መዝናኛና መናፈሻ መዝናኛና መንፈሻ አንደኛው የባህርዳር ሲሆን ይህም ጣና ሐይቅ አብዛኛውን ጊዜ ብዙ መናፍቃሉና ብዙ የመዝናኛ ቦታዎች አሉ ይህ መናገር በጣም ብዙ ሁኔታ የተደረገ ነው።

የሱፐር ማርኬት ምርቶች የሱፐር ማርኬት ምርቶች ከምንላቸው ውስጥ አንደኛው የዱቄት ወተት ሲሆን የዱቄት ወተት በጣም አሪፍ ከሚባሉ የሱፐር ማርኬት ምርቶች ውስጥ አንደኛው ነው። ይህን የሱፐር ማርኬት ምርት እርስዎ ቢያገኙ ወይንም ቢጠቀሙ ምን ይመስልዎታል?

ጥደብና ባሃል ጥደብና ባሃል ከበድለ ውስጥ አንደኘው የሃገር ባሃልኛ ዳንስ ሲሆን የሃገር ባሃልኛ ዳስ ማለት በሀገርኛ መድነስ ማነት ነው ለትደባኙ ባህልን ማሳወንቂያ መንገድ ነርስው ከዚህበፊትም ብዛይንም ዳስድንሳሆንነው

ለፀዋት ስጸዋት ከምንላቸው ውስጥ አንደኛው የሆነው የባህርዛፍ ጸዋት ሲሆን የባህርዛፍ በጣም ረዥም ከሆኑ ሰዋቶች ውስጥ የሚመድብ ነው፡፡ ይህ የሰዋዋት በጣም ለጥላነት ከሚፈለጉ ሰዋቶች ውስጥ አንደኛው ነው ይህን ጸዋዋት ከዚህ በፊት ኃይተውት ያውቃሉ፡፡

እጽዋት ሥጽዋት ከምንላቸው ውስጥ አንደኘው ቅጣለ ትናንሽ የጽዋት ሲሆን እነዚህ ቅጣላ ትናንሽ እጽዋት አብዛኛውን ጊዜ በጫካ ወይንም ደግሞ በበረሃ አካባቢ የሚበቅሉ ሲሆኑ የእዱር ውስጥ ያሉ እጸዋቶች ሲለሆኑ እነዚህ አብዛኙን ጊዜ ለግመል እና ለተለያዩ የአወፍ ዝርያዎች ለምግብነት ያገለግላል።